ማህበረሰብ እና ቤተሰብ፦ ማህበረሰብ ማለት የሰዉ ልጅ በተወለደበት አከባቢ የሚገኙ የሰዎች ስብስብ ሲሆን ቤተሰብ ደሞ የሰው ልጅ በተወለደበት ቤት ዉስት ያሉ የሰዎች ስብስብ ነው። ለምሳሌ የጉራጌ ማህበረሰብን ማየት እንችላለን።

መጓጓዣ እና ተሽከርካሪዎች ፦ ሰዎች ከአንድ ቦታ ወደ ሌላ ቦታ ለመንቀሳቀስ የሚያገለግሉ መሳሪያዎችን የሚመለከት ሲሆን ተሽከርካሪዎች ማለት ደግሞ ልክ እንደ መኪና እንደ አውሮፕላን ያሉትን ይመለከታል።

የሱፐር ማርኬት ምርቶች ፦ሱፐር ማርኬት ማለት ለመገበያያነት የምንጠቀምበት የገበያ ቦታ ሲሆን በዚህ የመገበያያ ቦታ ውስጥ የተለያዩ ይገኛሉ። ለምሳሌ፦ የምግብና የመጠጥ ምርቶች፤ የንጽሕና መጠበቂያ ምርቶች እነዚህ ሁሉ በሱፐር ማርኬት የሚሸጡ ምርቶች ናቸው።

የቤትና የዱር እንስሳት የቤት እንስሳት የምንላቸው በለመዳንነታቸው የሚታወቁ እንስሳትን የሚመለከት ሲሆን ለምሳሌ በግ፥ ዶሮ፥ ውሻ የመሳሰሉት ናቸው። የዱር እንስሳት ደሞ ለማዳ ያልሆኑ በጨካ የሚኖሩ እንስሳቶችን ይመለከታለን ለምሳሌ አንበሳና ነብር።

አርማ ማለት የተለያየ ቡድን ሊሆን ይችላል። ወይም ደግሞ የተለያዩ ድርጅቶችን ለመለየት የሚያገለግል መለያ ሲሆን የተለያዩ ከለሮችንም በቅንጅት መጠቀም ይቻላል። ለምሳሌ የፖለቲካ ፓርቲ አርማ

ልዩ ልዩ መሳሪያዎች፤ ልዩ ልዩ መሳሪያዎች የተለያዩ መሳሪያዎችን ወይም ደሞ ለሰው ልጅ ስራን ለማቅለል የተሰሩ መሳሪያዎች የሚያመለክት ሲሆን የየራሳቸው የሆነ ባህሪ እና የየራሳቸው የሆነ ጥቅም አላቸው። ለምሳሌ የቤት መሳሪያዎች

ዜና፦ ዜና ማለት በዚህ ዓለም ላይ ስለሚፈጠሩ ነገሮች ወይም ደግሞ ክስተቶች መረጃ የሚሰጠን የሚነግረን ሲሆን ለምሳሌ በሬድዮና በቴሌቪዥን የሚተላለፉ ዜናዎች ይህንን ወይም ደግሞ በዓለም ላይ የሚፈጠሩ ነገሮችን ይዘግቡልናል።

የቤት እና የቢሮ እቃዎች የቤት እቃዎች የምንላቸው በቤት ውስጥ የሚገኙ በጣም አስፈላጊ የሆኑ እቃዎችን ሲመለከት ለምሳሌ፦ እንደ ሶፋ፣ ጠረጴዛ እና ወንበርን ይመለከታል። የቢሮ እቃዎች የምንላቸው በቢሮ ውስጥ የሚኖሩ አስፈላጊ የሆኑ እቃዎች ናቸው። ለምሳሌ፦ ተሽከርካሪ ወንበር እና ጠረጴዛ።